በዚህ ምስል ላይ የምንመለከተዉ ደግሞ ከዘመናዊ እቃዎች የተሰራ ዘመናዊ የልብስ ቁም ሳጥን ነዉ። እና የዚህ ቁም ሳጥን ዋጋ ምን ያህል ይመስላችኋል?

በዚህ ምስል ላይ ደግሞ የንግድ ባንክ የክፍት የሥራ ማስታወቂያ እንመለከታለን በማስታወቂያው ላይ የጀማሪ የባንክ ባለሙያ ለመቅጠር የተዘጋጀ እንደሆነ እናያለን። እና በዚህ ስራ ምን ያክል ገቢ ማግኘት ምንችል ይመስላችኋል?

በዚህ ምስል ላይ የምንመለከተው ደግሞ የውጭ ጉዳይ ሚኒስትርን የሚገልጽ መለያ ወይም ደግሞ አርማው ላይ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር የሚል ጽሑፍ እንመለከታለን። እንድሁም አነስ ያለች ስዕል እናያለን።

በዚህ ምስል ላይ ደግሞ የምንመለከታት በኢትዮጵያ ታዋቂ የሆነችውን የቀድሞ ሯጭ ደራርቱ ቱሉን ናት። እቺ ሯጭ በምትሮጥበት ጊዜ ለኢትዮጵያ ብዙ ክብር እና ዝናን ያስገኘች ሯጭ ናት።

በዚህ ምስል ላይ የምትመለከቱት ደግሞ ከበግ ወይም ደግሞ ከፍየል ቆዳ የተሰራ እንደ ብራዕና አይነት ነገር ነው። እና ይህ ለመፃፊያ ወይም ደግሞ ለተለያዩ የስዕል አገልግሎቶች የሚውል ነው።

በዚህ ምስል ላይ ደግሞ አንድ ጀበና እና አንድ ሲኒን እንመለከታለን። በጀበናውና በሲኒው ላይም የዕደጥበብ ስራወች ተሰርተውባቸው እንመለከታለን። እና ይሄንን የዕደጥበብ ስራ ለመስራት ምን አይነት ነገር የተጠቀሙ ይመስላችኋል?

እዚህ ምስል ላይ ደሞ የምንመለከተው ወታደሮች ወንዝን እየተሻገሩ ነው። እና እነዚህ ወታደሮች ወንዙን እየተሻገሩ ያሉት በገመድ ላይ በመንጠላጠል እና በመሳብ ነው።

በምስሉ ላይ የምንመለከተው ደግሞ የወይን ጠጅ ፍሬን ነው፤ እና ይሄ የወይን ጠጅ ፍሬ በሁለት አይነት ከለር እናየዋለን ግማሾቹ ቀይ ናቸው ግማሾቹ ደግሞ አረንጕዴ ናቸው እና እነዚህ የወይን ጠጅ ፍሬዎች የት አካባቢ የሚበቅሉ ይመስላችኋል?

በዚህ ምስል ላይ ደሞ የተለያዩ ወንዞችን እና ዛፎችን እንመለከታለን። ከፊት ለፊቱ ደሞ ተራራ ነገር እንመለከታለን ፤ ጸሃይም ስትጠልቅ ያሳያል ምስሉ። እና ይህ አከባቢ የት አከባቢ ይመስላችኋል?

በዚህ ምስል ላይ ደሞ አንድ ገጠራማ አከባቢ የተሰራ ያለ ቤትን እንመለከታለን እና ሰዎቹ ጭቃ በመመረግ ላይ እናያቸዋለን። እና ይህ ቤት የት አከባቢ የተሰራ ይመስላችኋል?

በዚህ ምስል ላይ የምንመለከተው ደግሞ አንደ የግንባታ መሳሪያ መኪና መሬቱን በመቆፈር ላይ እናየዋለን እና ከጎኑ ደግሞ ሲኖትራክ በመባል ለጭነት የሚያገለግለው መኪና አብሮ እናያለን።

በዚህ ምስል ላይ ደግሞ የምንመለከተው አሎሃ በመባል የሚታወቀውን ሎሽን ነው። እና ይሄ ቅባት ለሰውነታችን ከድርቀት የሚከላከልልን ቅባት ነው ማለት ነው።

በዚህ ምስል ላይ የምንመለከተው ደግሞ ፀጉሮን የተሰራችና የኢትዮጵያ የባህላዊ ልብስ የለበሰች አንዲት ሴትን ነው ።እና እቺ ሴት የትግራይ አካበቢ ሚዘወተርው የፀጉር ስራ ተሰርታለች።

በምስሉ ላይ የምንመለከተዉ ደግሞ የኢትዮጵያ ዉስጥ ታሪክን ፅፎ ካለፉ ሰዎች መካከል አንዱ የሆነዉን ሰዉነት ቢሻዉን ነዉ። እና ይሄ ሰዉነት ቢሻዉ በመባል የሚታወቀዉ ዋልያ በመባል የሚታወቀዉን የኢትዮጵያ እግር ኳስ ቡድን ለአፍሪካ ዋንጫ ያበቃ ነዉ።

በዚህ ምስል ላይ ሁለት ምግቦች እንመለከታለን ።ከነዚያዉም ውስጥ አንዱ ማር ነው። ሁለተኛው ደግሞ ሎሚ አንድ ላይ ተቀምጦ እናያለን ።እና እነዚህን ሁለት ነገሮች አንድ ላይ በመመገብ ጤነኛ ምንሆን ይመስላችኋል ?

በምስሉ ላይ የምንመለከተው ደሞ የኢትዮጵያ ዉስጥ ታዋቂ ዘፋኞች ዉስጥ እና በሙዚቃ ስራ ዉስጥ በደንብ ከምናቃቸው ዉስጥ አንዱ የሆነውን ማስተዋል እያዩን ነው። እና ከማስተዋል እያዩ ስራዎች ዉስጥ ምን ያህሉን ታቃላችሁ?

በምስሉ ላይ የምንመለከተው ደግሞ እርቦ በመባል የሚታወቀውን ባህላዊ የኢትዮጵያ የቤት ውሰጥ የማስጌጫ እቃ ነው ።እና ይሄ ማስጌጫ እቃ ከጌጥነት ውጭ ለምን አገልግሎት ሚውል ይመስላችኋል ?

በዚህ ላይ ደግሞ የምንመለከተው የተለያዩ ዘመናዊ ጫማዎችን በኢትዮጲያዊው የእደ ጥበብ ስራዎች ተጨምሮባቸው እናያለን የኢትዮጲያዊ ንድፎች ያሉባቸው ቀለማት እንመለከታለን።

በዚህ ምስል ላይ ደግሞ የምንመለከተዉ አንዲት ሴት ከማንቆርቆሪያ ወደ ብርጭቆ እየቀዳች ነዉ የምንመለከተዉ። እና ይሄ ጠላ ደግሞ ጉሽ እንዳለዉ ከላይ ነዉ የምንመለከተዉ።

በዚህ ምስል ላይ የምንመለከተው ደግሞ የትምህርት ሚኒስቴር አርማ ወይም ደግሞ መገለጫ ነው። እና የትምህርት ሚኒስቴር መገለጫ አርማ ላይ በመካከሉ ላይ መጽሐፍ እናያለን።

በዚህ ምስል ላይ ደግሞ አንድ ተክል እንመለከታለን። ተክሉ አረንጓዴ ቅጠሎች እና አረንጓዴ ፍሬዎችን የያዘ ነው። እና የዚህ ተክል መጠሪያ ስሙ ምን ይመስላችኋል?

በዚህ ላይ ደግሞ የምንመለከተው በሶ የሚባለውን ዱቀት ታሽጎ እናየዋለን። እና ይሄ በሶ በመበጥበት ወይም ደግሞ ከውሃ ቀላቅሎ ጭብጥ በማድረግ ለምግንነት እናውለዋለን

በዚህ ምስል ላይ የምንመለከተው ደግሞ ታለ የሚል አርእስት ያለውን አንድ ድርሰት ነው። የዚህ ድርሰት ደራሲ ደግሞ አለማየሁ ገላጋይ ነው። በተጨማሪም የድርሰቱ ሽፋን ላይ አንድ ሰውየ ፊት ተስሎ ይታያል።

በዚህ ምስል ላይ ደግሞ የምንመለከተው አንዳንድ ሰዎች በዋሻ ውስጥ ሁነው በጉብኝት ላይ እናያቸዋለን በመሃከላቸውም ደግሞ አንድ አባት እነሱን በማስጎብኘት ላይ እናያቸዋለን።

በምስሉ ላይ የምንመለከተው ደግሞ ኢትዮጵያ ውስጥ አዘውትሮ የሚበላውን ፍርፍር በመባል የሚታወቀውን ምግብ ነው። እነዚህ ፍርፍር ውስጥ እንጀራ ተቆርጦ ተከቶ እንመለከታለን። እና ይሄን ምግብ በመመልከት የሚጣፍጥ ይመስላችኋል?

በዚህ ምስል ላይ ደግሞ የምናየው አንድን እጽዋት ነው። እና ይህም እጽዋት አረንጓዴ ቅጠሎች እና ብዙ ቅርንጫፎች ያሉት ሲሆን እንዲሁም ደግሞ ነጭ ቀለም ያለውን አበባ ይዞ እንመለከታለን

በዚህ ምስል ላይ ደግሞ የኢትዮጵያ ቴሌኮም የደስታ ምሳ በአምስት ብር ብቻ ያቀረበልንን ጥቅል የሚያሳይ ፖስተር እንመለከታለን እና ይሄ ጥቅል ከቀኑ ስድስት ስዓት እስከ ሰባት ሰዐት የሚሰራ ነው። እና ይሄ ጥቅል ለተጠቃሚዎች የሚጠቅም ይመስላችኋል?

በዚህ ምስል ላይ ደግሞ አንድ ጸጉሯን የተሰራች ህጻን ልጅ እንመለከታለን። በጸጉሮቿ ጫፍ ላይ ደግሞ የተለያዩ ጌጦችን እንመለከታለን። እና የዚች ልጅ የጸጉር አሰራር ስም ምን ይመስላችኋል?

በዚህ ምስል ላይ ደግሞ አንድ የእርሻ መሬት እንመለከታለን በዚህ የእርሻ መሬት ላይ ደግሞ የተለያዩ እፅዋቶችን በመደዳ ተተክለው እንመለከታቸዋለን እና መሬቱ ደግሞ ደረቅ ያለ መሬት እንደሆነ እናያለን።

በዚህ ምስል ላይ ደግሞ የምንመለከተው ከኢትዮጵያ ታዋቂ ቅርሶች መካከል አንዱ የሆነውን የላሊበላ ውቅር አቢያተ ክርስቲያን ነው። እና ይህ ቤት ክርስቲያን በሰሜን ወሎ ኢትዮጵያ ክፍል ውስጥ ይገኛል ።

በዚህ ምስል ላይ የምንመለከተው ደግሞ አተር በመባል የሚታወቀውን የአትክልት አይነት ነው። እና ይህ የአትክልት አይነት ከቅርፊቱ በመፈልፈል ቀቅለን ወይም ደግሞ ቆልተን ለምግብነት እናውለዋለን።

በዚህ ምስል ላይ ደግሞ የምንመለከተው የተለያዩ ችግኞችን አንድ ቦታ ተሰብስበው እናያቸዋለን። እና እነዚህን ችግኞች ሰዎች ወስደው በቤታቸው በመትከል የተለያዩ እፅዋቶችን ማሳደግ ይችላሉ።

በምስሉ ላይ የምንመለከተው ደግሞ ድረም በመባል ይታወቃል ዘመናዊ የሙዚቃ መሳሪያ ነው እና ይህን መሳለ በመጠቀም ብዙ ሙዚቃዎችን መስራት ይቻላል። እስቲ ሙዚቃ መሳሪያ መጠቀም አይነት ሙዚቃዎች መስራት የሚቻል ይመስላቸዋል?

በዚህ ምስል ላይ ደግሞ አንድ ተክል እናያለን ፤እና ይሄ የእፅዋት ተክል አረንጕዴ አበቦች እና ቅርንጫፎች ሲኖሩት እንዲሁም ደግሞ በላዩ ላይ ነጭ ቀለም ያላቸው አበባ ቅጠሎችን ይዞ እናየዋለን።

በዚህ ምስል ላይ ደሞ ወደ አስራሁለት የሚጠጉ የህንጻ መሳሪያዎችን እናያለን። እና የነዚህ የህንጻ መሳሪያዎች የየአንዳዳቸው ስማቸው ምን ይመስላችኋል?

በዚህ ላይ የምንመለከተው ደግሞ አንድን ፍራፍሬ የያዘን ተክል እና ይሄ ተክል በላይው ላይ ያልበሰለ ብርቱካን የሚመስል ተክል ይዞዋል እና አረንጓዴ ይዞዋል እና አረንጓዴ ቅጠሎችን አሉት በላዩ ላይ

በዚህ ምስል ላይ የምንመለከተው ደግሞ ሁለት የእግር ኳስ መጫወቻ ማሊያዎችን ነው ። እና እነዚህ ምርቶች በጎፈሬ ምርት የተመረቱ መሆናቸውን እናያለን እና አንደኛው ማሊያ ላይ ደግሞ ዳሽን ቢራ ሚል ፅሁፍ እንዳለበት እናያለን።

በዚህ ምስል ላይ ደግሞ ህፃናት በመሰብሰብ የኦርቶዶክሳዊ ባህል መዝሙርን በመዘመር ላይ እናያቸዋለን። እና እነዚህ ህፃናት ከበሮ ይዘዉ እያጨበጨቡ እና እያሸበሸቡ እንመለከታቸዋለን።

በዚህ ምስል ላይ ደግሞ የምንመለከተው የባህር ዳር ዩኒቨርሲቲ መለያ አርማ ወይም መገለጫ ሲሆን፤ በዚህ የባህር ዳር ዩኒቨርሲቲ መገለጫ ላይ በመሃሉ ላይ መጽሃፍ እና የጸሃይ ምልክት የያዘ ሲሆን፤ ባህርዳር ዩኒቨርሲቲ የሚል ጽሑፍም ይዟል።

በዚህ ምስል ላይ ደግሞ ውሃና ጽጌሬዳ አበባን አንድ ላይ የያዘ አንድ ሰሃን እንመለከታለን። እና ወደዛ ሰሃን ውስጥ ደግሞ አንድ ሴት ወይም ወንድ እጃቸውን ወደዛ ውስጥ ሊከቱ ሲሉ እንመለከታለን። እና ይሄን የሚያደርጉት ለምን ይመስላችኋል?

በዚህ ምስል ላይ ደግሞ የምናየው አንድ አትክልትን ነው እና ይህ አትክልት ከምስሉ ላይ እንደምናየው አረንጓዴ ቅርንጫፎች አሉት ወይም አረንጓዴ ቅጠሎች አሉት እናም ደግሞ ተለቅ ተለቅ ያሉ አረንጓዴ ፍሬዎችን ይዞ ይታያል ።

በምስሉ ላይ የምንመለከተው ድግሞ ከአትክልቶች ዉስጥ አንዱ የሆነዉን ለብዙ ወጥ መስርያነት ምንገለገልበተን ድንች በመባል የሚታወቀዉን ነው :: እና ድንች በመጠቀም ምንምን አይነት ወጦችን መስራት የምንችል ይመስላቹሃል?

በዚህ ምስል ላይ የምንመለከተው ደግሞ አንድ የኢትዮጵያ ሞዴል የኢትዮጵያን ባህላዊ ልብስ ለብሳ መድረክ ላይ የኢትዮጵያን ባህል በማስተዋወቅ ላይ ትገኛለች፤ እናም ይቺ ሴት የ አማራን ባህል የሚገልፅ ጥለት ያለው ነጭ ልብስ ለብሳ ትታያለች።

በዚህ ምስል ላይ ደሞ የምንመለከተዉ አንድ በዘመናዊ መልክ የተሰራ ቦፌን ነው ፤ እና በዚህ ቦፌ ላይ መስታወቶች አሉ፣ ከተለየየ ቅርጽ የተሰሩ እንጨቶችን ተጠቅመዋል፣ እንዲሁም መብራቶችን የያዘ ነው።

በዚህ ምስል ላይ ደግሞ የምንመለከተዉ አንዲት ሴት የኢትዮጵያን ባህላዊ ልብስ የለበሰች እና በመድረክ ላይ በማስተዋወቅ ነዉ። እና ይቺ ሴት በአማራ ክልል የሚዘወተረዉን የባህል ልብስ ለብሳለች።

በዚህ ምስል ላይ ደግሞ አንድ የቤት እቃ እንመለከታለን ።ይህ የቤት እቃ የልብስ ማጠቢያ ሲሆን ማጠቢያና ማድረቂያ ክፍል አለው። እና የዚህ ልብስ ማጠቢያ ዋጋ ምን ያህል ይመስላችኋል ?

በዚህ ምስል ላይ ደግሞ የምንመለከተው ዶቭ በመባል የሚታወቀውን በኢትዮጵያ ውስጥ በብዛት የምንጠቀምበትን የሳሞና አይነት ነው ማለት ነው ። ይህንን ሳሞና ገላችንን ለመታጠብ ወይም ደግሞ ፊታችንን እጃችንን ለመታጠብ ብዙ ጊዜ እንጠቀምበታለን ።

በዚህ ምስል ላይ ደግሞ ያልበሰለ ወይም ደግሞ አረንጓዴ የሆነ የሸንኮራ ተክል እንመለከታለን ።እና ይሄ የሸንኮራ ተክል በየትኞቹ የኢትዮጵያ አካባቢዎች ሚገኝ ይመስላችኋል?

እዚህ ጋ ምንመለከተው ቢጫ የኢትዮጵያን የሀገር ባህል ልብስ የለበሰ ሰውዬ ነው እና ከጀርባው ደግሞ ገብያ እና የሰዎች እንቅስቃሴ ይታያል ። እና ይህ ሰውዬ ምን በማድረግ ላይ ይመስላችኋል?

በዚህ ምስል ላይ ደግሞ የምንመለከተው አንድ አረንጓዴ እጽዋት ሲሆን እዛ አረንጓዴ እጽዋት ላይ ደግም ወይንጠጅ ያለው አንድ አበባ ይዟል። እና የዚህ እጽዋት ስም ምን ይመስላችኋል?

በምስሉ ላይ ደግሞ የምንመለከተው የደብረ ማርቆስ ዩኒቨርስቲ መለያ ወይም አርማ ነው። እና በአርማው ላይ የደብረ ማርቆስ ዩኒቨርስቲ የሚል ጽሑፎችን፣ መፅሀፍ እንዲሁም የፀሀይ ምልክትን ይዟል። እና ይሄ የደብረማርቆስ ዩኒቨርስቲን ይገልፀዋል ብላቹ ታስባላቹ?

በዚህ ምስል ላይ የምንመለከተው ደግሞ አንድ ግለሰብ የበሰሉ ቲማቲሞችን ከእርሻ ውስጥ ሲሰበስብ እናያለን። በዚህ እርሻ ውስጥ ደግሞ ብዙ የቲማቲም ተክሎችን እንመለከታለን ከዛም ውስጥ ያልበሰሉት ቲማቲሞችን ይዘው እናያለን።

በዚህ ምስል ላይ ደግሞ የምንመለከተው ከንጨት የተሰራ የቤት ውስጥ አነስተኛ ቁምሳጥን ነው። ይሄ ብዙ ጊዜ ለግል በምንኖርበት ጊዜ ሚጠቅመን ነው። እና በላዩ ላይ መስታወት አለው እና መሳቢያዎች አሉት ። እነዚህ የተለያዩት እቃ ማስቀመጫ ይሆኑናል።

በዚህ ምስል ላይ ደግሞ ለመጓጓዥነት የሚያገለግል ትልቅየ ድልድይ አንመለከታለን። እና ይህ ድልድይ ደግሞ የት አካባቢ የሚገኝ ወይም ደሞ በየትኛው ቦታ የሚገኝ ይመስላቹሃል?

በምስሉ ላይ የምንመለከተው ደግሞ ክሮስማሪ የሚባለው ለምግብ ማጣፈጫነት የሚውል ተክል ታስሮ እና ተቆርጦ እንመለከተዋለን እና ይኸ እሮዝሜር የሚባለው ተክል ለየትኞቹ የምግብ ማጣፈጫነት የሚውል ይመስላችኋል?

በዚህ ምስል ላይ ደግሞ የንብ ኢንተርናሽናል ባንክን አርማ እንመለከታለን እና ይህ አርማ ቢጫና ቡናማ ቀለም አለው ከስሩ ደግሞ ቡና ኢንተርናሽናል ባንክ የሚል ጽሁፋ አለው እና ይህ አርማ ንብ ኢንተርናሽናል ባንክን ይገልፃል ብላችሁ ታስባላችሁ?

በዚህ ምስል ላይ እንደምንመለከተው አንድ የኢትዮጵያን የባህል ልብስ የለበሰች አንድት ሴት ነው። ጸጉሯንም ደግሞ በትግራይ አካባቢ የሚሰሩትን የጸጉር ስራ አይነት ተሰርታለች። እንድሁም በአማራ ክልል አካባቢ የሚለበሰውን አልባሳት ለብሳለች።

በዚህ ምስል ላይ የምንመለከተው ደግሞ አንድ የአትክልት ገበያ ውስጥ ይታየናል። እና በዚህ የአትክልት ገበያ ውስጥ እንደ ቲማቲም ጎመኖች እንመለከታለን። ከዚህም በተጨማሪ የተለያዩ ሰዎች እየተገበያዩ እንመለከታለን።

በዚህ ምስል ላይ ምንመለከተው ደግሞ አንድ ሶፋ ብቻውን ተቀምጦና ከኋላው ደግሞ በአበባ ያሸበረቀ ጌጥ ተቀምጦ እናያለን። ከሱም ጀርባ ደግሞ ነጭ መጋረጃ ቁሞ እናያለን። እና ይህንን ለምን ለማረግ የሚጠቀሙበት ይመስላቸዋል።

በዚህ ምስል ላይ ደግሞ የምንመለከተው አንድ የባህላዊ ምግብ እና መጠጥ ቤት ነው እና በዚህ ባህላዊ ምግብ ቤት ውስጥ የተለያዩ ከእንጨት ቅርፃ ቅርፅ የተሠሩ መቀመጫዎችን እና ጠረጴዛዎችን እናያለን በዛም ደግሞ በየመሀላቸው ሌማቶችን እንመለከታለን ።

በዚህ ምስል ላይ ደግሞ የምንመለከተው አንድ የእንጨት ባለሙያ የእንጨት ሥራ በመስራት ላይ እናየዋለን እና ይሄ የእንጨት ባለሙያ እንጨት እየቆረጠ እና ቅርፁን እያስተካከለ እናየዋለን ::

በዚህ ምስል ላይ ደግሞ የምንመለከተው አጋዘን በመባል የምትታወቀዋን የዱር እንስሳ በጫካ ውስጥ ቁማ እናያታለን ። እና በአካባቢዋ ደግሞ ዛፎችን እንመለከታለን ።

በዚህ ምስል ላይ ደግሞ ታዋቂዎችን የኢትዮጵያ ሯጮችን ሯጭ ኃይለገብረስላሴንና ሯጭ ቀነኒሳ በቀልን በአንድ ላይ አንገታቸው ላይ ሜዲያሊያ በመያዝ እንመለከታቸዋለን።

በዚህ ምስል ላይ የምንመለከተው ደግሞ በአንድ ከተማ ዉስጥ በአስፋልት ዳር ላይ አንድ ህንፃ በመገንባት ላይ እናየዋለን እና ይህ ህንፃ ነጭ ቀለም የተቀባ ነው በአካባቢው ደግሞ የተለያዩ ሰዎች እየተንቀሳቀሱ እና መኪኖችም ሲንቀሳቀሱ እናያለን።

በዚህ ምስል ላይ የምንመለከተው ደግሞ በኢትዮጵያ ዉስጥ ብርቅዬ እንስሳት ከሆኑት ዉስጥ አንዱ የሆኑትን የሜዳ አህያዎችን ነው ፥ ሁለት የሜዳ አህያዎች ቁመው ይታዩናል እና ጥቁር እና ነጭ ቀለም አላቸው።

በዚህ ምስል ላይ የምንመለከተው ደግሞ የአንድ የሽሮ ቤትና የቡና ቤት አንድ ላይ የያዘ የምግብ ቤቶች ማስታወቂያ ነው። የምግብ ቤቱ ስም ራሔል ሽሮና የጀበና ቡና በመባሉ ይታወቃል።

በዚህ ምስል ላይ እንደምንመለከተው የኢትዮጵያን ባህል የሚወክሉ ልብሶች ተነጥፈው እና ባህላዊ ምግቦች እንደ ክትፎ የመሳሰሉት ተደርድረው እናያለን እና እነዚህ ምግቦች ለምን ዝግጅት የሚወሉ ይመስላችኋል?

በዚህ ምስል ላይ ደግሞ የኦርቶዶክስ ሃይማኖት አባትና የሙስሊም የሃይማኖት አባቶች በመድረክ ላይ በጋራ እናያቸዋለን። እና እነዚህ አባቶች በጋራ ምን ለማድረግ የተሰበሰቡ ይመስላችኋል?

በዚህ ምስል ላይ ደግሞ የኢፌዴሪ የህዝብ ተወካዮች ምክር ቤት የሚወክል አርማ እና የኢፌዴሪ የህዝብ ተወካዮች ምክር ቤት የሚል ፅሁፍ እያለበትን ምስል እንመለከታለን። እና የኢፌዴሪ የህዝብ ተወካዮች ምክር ቤት ስራው ምን ይመስላችኋል?

በዚህ ምስል ላይ የምንመለከታቸው ደግሞ የተለያዩ ለሽያጭ የቀረቡ ጀበናዎችን ነው እና እነዚህን ጀበናዎች በቤት ውስጥ አሟሽተን ለጥቅምነት የምናውላቸው ናቸው።

በዚህ ምስል ላይ የምንመለከተው ደግሞ ዕጽዋቶች በአንድ እርሻ ላይ በሰፊው ተተክለው እናያለን። እና እነዚህ እጽዋቶች ሁሉም አረንጓዴ ቀለም ያላቸው ናቸዉ። እና ደግሞ በላያቸው ላይ የቃሪያ ፍሬን ይዘው እናያለን።

በዚህኛው ምስል ላይ ደግሞ የምንመለከተው የእልም እዣት የሚል ርዕስ ያለውን አንድ መጽሐፍ ነው በዚህ መጽሐፍ ላይ የእልም እዣት የሚል ጽሁፍና አንድ ሴትና አንዱ ወንድ ምስላቸው ይታየኛል።

በዚህ ምስል ላይ የምንመለከተው ደግሞ ከሰማይ የወረደ ፍርፍር የሚል አርዕስት መጽሐፍ ሲሆን የመጽሐፉ ሽፋን ደግሞ ጥቁር ቀለም አለው። እና የዚህ መጽሐፍ ደራሲ ማን ይመስላችኋል?

በዚህ ምስል ላይ ደግሞ አንድ የእግር ኳስ ቡድን እንመለከታለን። 12 ተጫዋቾች ያሉት ውሀ ሰማያዊ የልበሱ ተጫዋቾችን እናያለን። እና የዚህ እግር ኳስ ቡድን ስም ማን ይመስላቸዋል።

በዚህ ምስል ላይ የምንመለከተው ደግም አድዳስ በመባል የሚጠራውን የጫማ አይነት ነው። እና ይህ የጫማ አይነት ሽሯማ ቀለም አለው። እና ይሄ ጫማ ለሰዎች ምቹ ነው ብላችሁ ታስባላችሁ?

በምስሉ ላይ የምንመለከተው ደግሞ የኢትዮጵያን ባህላዊ ልብስ የለበሱ ሦስት ሴቶች ጥጥ በመፍተል ላይ እንመለከታቸዋለን። እና ይህ የተፈተለው ጥጥ ለምን አገልግሎት የሚውል ይመስላቸዋል።

በምሱ ላይ የምንመለከተው ደግሞ ታዋቂው ዘፋኝ ማዲንጐ አፈወርቅን ነው። እና ይህን ዘፋኝ በብዙ ስራዎቹ እናቀዋለን። ብዙ አልበሞች አሉት። እና እናንተ ደግሞ ስንት አልበሞች ያሉት ይመስላቸዋል?

በዚህ ምስል ላይ እንደምንመለከተው ደግሞ ነጭ አበባ ያለውና አረንጓዴ ቅጠል ያለው እጽዋት እንመለከታለን። እና ደሞ የተለያዩ ፍሬዎችንም የያዘ ነው። እና የዚህ ዕጽዋት ስም ወይም መጠሪያ ምን ይመስላችኋል?

በዚህ ምስል ላይ ደግሞ የኢትዮጵያ ባህላዊ ጭፈራዎች ከሆኑ መካከል አንዱ እስክስታ ነው በመጨፈር ላይ የሚገኙ ሰዎች በመድረክ ላይ እንመለከታቸዋለን አጨፋፈራቸውን በማየት ደግሞ እነዚህ ሰዎች የት አከባቢ የሚገኙ ይመስላችኋል?

በዚህ ምስላይ ደግሞ የምንመለከተው በኢትዮጵያ ኦርቶዶክሳዊ ባህሎች መካከል አንዱና ዋነኛ የሆነውን የጥምቀት በዓል አከባበር በጎንደር ላይ በደመቅ ሁኔታ ሲከበር እንመለከታለን ማለት ነው።

በዚህ ምስል ላይ እንደምንመለከተው ደግሞ በዕድሜያቸው ትላልቅ የሆኑ ሴቶችን ተሰብስበው እናያቸዋለን ።ግማሾቹ ነጠላ ለብሰዋል፣ ግማሾቹ ደግሞ ፎጣ ወይም ሻርፕ ለብሰዋል እና እነዚህ ሴቶች ተሰብስበው ምን እያደረጉ ይመስላቸኋል?

በዚህ ምስል ላይ የምንመለከተው ደግሞ አንድ የመስኖ ካናል ግንባታ ለማሳየት የተሰራ ዜና ነው። እና የዚህ ዜና ወንዙ በድንጋይ ተከቦ የካናል ዝርጋታ ተዘርግቶለት እየሄደ እናያለን ።

በዚህ ምስል ላይ የምንመለከተው ደግሞ በዘመናዊ መልክ ከእንጨት የተሰራ የተደራራቢ አልጋ ነው። እና የዚህ አልጋ መወጣጫ ደረጃ አብሮት አለው። እና የዚህ የተደራራቢ አልጋ ዋጋ ምን ያክል ይመስላችኋል ?

በዚህ ምስል ላይ የምንመለከተው ደግሞ ሎሚ በመባል የሚታወቀው ፍራፍሬ ነው። እና ከቀለሙ እንደምንረዳው የበሰለ እንደሆነ እናያለን ።እና ይሄ ሎሚ ለምን ለምን አገልግሎት የሚውል ይመስላችኋል?

በምስሉ ላይ የምንመለከተው ደግሞ ጥቅስ ባሉ እና አረንጓዴ በሆኑ ዛፎች የተሞላ አካባቢ ነው ።ላይ እንደምናየው ተራራማ አካባቢ እንደሆነ እናያለን። እና ይህ ቦታ የት አካባቢ ይመስላችኋል?

በምስሉ ላይ የምንመለከተው ደግሞ በአለማችን ታዋቂ የሆነው ፓስታ የሚባለው ምግብ ነው። እና ከምስሉ ላይ እንደምናየው በአትክልት ነው የተሰራው እና ይሄ ፓስታ የሚጣፍጥ ይመስላችኋል?

በዚህ ምስል ላይ የምንመለከታቸው ደግሞ የአዋፍት ዝርያዎች በወንዝ ላይ በመዋኘት ይገኛሉ። እና የእነዚህ የአዋፍት ዝርያዎች ስምና የሚገኙበት ወንዝ ስም ምን ይመስላችኋል?

በዚህ ምስል ላይ የምንመለከተው ደግሞ አንድ ላይ አይን በሚስብ ቅርፅ የተሰራ የቴሌቪዥን ማስቀመጫ ከነቴለቪዥኑ እና የተለያዩ ነገሮች መክተቻ ያለው ከእንጨት የተሰራ ነገር እንመለከታለን

በዚህ ምስል ላይ ደግሞ የምንመለከተው አንድ ኢትዮጵያዊት ሴት የኢትዮጵያን የሀገር ባህል ልብስ ለብሳ በመድረክ ላይ በማስተዋወቅ እናያታለን። እሷም የለበሰችው ድግሞ አማራ ክልል አካባቢ የሚለበሰውን የባህል ልብስ ነው።

በምስሉ ላይ የምትመለከቱት ደግሞ አንድ ሰው በኢትዮጵያ ባህላዊ መጥጥ የሆነውን ጠላን በእጁ ይዞ እናየዋለን እና ይኽ መጠጥ ደግሞ በኢትዮጵያ የተለያዩ አካባቢዎች ይዞተራል እና ይኸ ጠላ በእጁ ይዞት እንደምንመለከተው የሚጣፍጥ ይመስላችኋል?

በዚህ ምስል ላይ አንድ እጽዋት እንመለከታለን። እጽዋቱ እሾሃማ እና አረንጓዴ ቅጠሎችን የያዘ ነው። እና የዚህ እጽዋት ስም ምን ይመስላችኋል?

በዚህ ምስል ላይ ደግሞ የምንመለከታቸው በስራ ሂደት ላይ የሚገኙ ወይም ደግሞ ገና ያላለቁ የጋራ መኖሪያ ቤቶችን ነው። እና እነዚህ የጋራ መኖርያ ቤቶች የት አካባቢ የሚገኙ ይመስላችኋል?

በምስሉ ላይ የምንመለከተው ደግም በድንቅ ጥበብ የተሰራ የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች ቤተክርስቲያን ነው። እና ይህ ቤተክርስቲያን የት አካባቢ የሚገኝ ይመስላችኋል?

እዚጋ የምንመለከተው ዛዚ የሚል ነጭ ሽፋን ያለው መጽሃፍ ሲሆን በላዩ ላይ በድጋሜ የታተመ እና ረይሞን ከኖ የሚሉ ጽሁፎችን አሉበት። እና የዚ ጽሁፍ ደራሲ ወይም ጸሃፊ ማን ይመስላችዋል?

በዚህ ምስል ላይ የምንመለከተው አንድ ጸጉሯን የተሰራች እና ሜካፕ የተቀባች አንድት ሴትና እና ይሄ የጸጉር አሰራሯ ደግሞ በትግሬ አካባቢ የሚዘወተር የጸጉር ስራ አይነት ነው ማለት ነው።

በዚህ ምስል ላይ የምንመለከትው ደግሞ አንድ ሹርባ የተስራች እና የኢትዮጵያ ባህል ልብስ የለበሠች ሴት በሊሎች ተከባ በመጭፈር ላይ ትታያለጭ። እና ይቺ ሴት በየትኛው ባህል እየጭፈርች ይመስላችሃል ?

በዚህ ምስል የምንመለከተው ደግሞ አንድ በጎንደር ውስጥ የሚገኝ ፕላዛ በመባል የሚታወቅ የሆቴል ህንፃ ነው። እና በዚህ ህንፃ ላይ ደግሞ ሁለት የኢትዮጵያ ባንዳዎች ተሰቅለው እናያለን።

በዚህ ምስል ላይ ደግሞ አንድ ወንዝ እንመለከታለን። በላዩ ላይ ደግሞ ሁለት ደሴት መሰል ነገሮችን እንመለከታለን። እና ይሄ ወንዝ የት አካባቢ የሚገኝ ይመስላችኋል?

በዚህ ምስል ላይ ደግሞ የምንመለከተው ከስንደዶ የሚሰራውን በተለያዩ ቅርፅ እርቦ የሚባለውን የቤት ውስጥ ዕቃ ነው። እና ይህ ዕቃ የተለያዩ ነገሮችን ለማቅረብ እንደፈንድሻ ምናምን ለማቅረብ የምንገለገልበት ነው።

በዚህ ምስል ላይ የምንመለከተው ደግሞ ዱላ በመያዝ ሰልፍ የወጡ ሰዎች እና የህግ አስከባሪ እነሱን በመቆጣጠር ላይ የሚገኙ የህግ አስከባሪ አካላት አንድ ላይ ቆመው እንመለከታቸዋለን።

በዚህ ምስል ላይ የምንመለከተው ደግሞ ቦርጨቅ የሚል አርዕስት ያለው መጽሃፍ ሲሆን ያረጀ መጽሐፍ መሆኑን እንመለከታለን። ቀይ ቀለምም እንዳለው እናያለን። እና የዚህ መጽሐፍ ደራሲ ማን ይመስላችኋል?

በዚህ ምስል ላይ የምንመለከተው ደግሞ እና እነዚህዎች አረንጓዴ ቅጠል ያላቸው ናቸው። እና የእጽዋቶች መጠሪያ ወይም ስማቸው ምን ይመስላችኋ?

በዚህ ምስል ላይ የምንመለከተው ደግሞ ሁለት ሰዎች በአንድ መናፈሻ ላይ ሆነው ሀይቅ ዳር ቁጭ ብለው እየተዝናኑ እናያለን። እና እዚህ ሀይቅ ዳር ደግሞ ቤቶችንም እንመለከታለን። እና በአካባቢውም የተለያዩ መዝናኛዎች ይታያሉ።

በዚህ ምስል ላይ የምንመለከተው ደግሞ የተሰበሰቡ ሰዎች በአንድ ተራራ በመውጣት እናያቸዋለን። እና እነዚህ የተሰበሰቡ ሰዎች ለጉብኝት ወይም ለጉዞ ሊሆን ይችላል እየሄዱ ያሉት። በቦታው ላይ አንዳንድ ዛፎች እንመለከታለን።

በዚህ ላይ ደግሞ የምንመለከተው ትራክተር ተብሎ የሚታወቀውን ለእርሻ ማረሻነት የምንጠቀመውን መኪና ነው እና ይህን መኪና በመጠቀም የእርሻ ስራችንን በቀላሉ ማከናወን እንችላለን።

በዚህ ምስል ላይ የምንመለከተው ደግሞ በአብዛኛው ጊዜ በልጆች መፃህፍ ላይ የምናገኘውን ስለሰው ሰውነት መዋቅር የሚያሳይ ምስልን ነው። እና የሰውነት ክፍሎች እያንዳንዱን ዘርዝሮ ያሳያል።

በዚህ ምስል ላይ ደግሞ የኢትዮጵያ ንግድ ባንክ ያወጣውን የጨረታ ማስታወቂያ እንመለከታለን። በዚህ የማስታወቂያ ምስል ላይ ፍርድ ቤት የሚጠቀሙበት እንደመዶሻ አይነት ነገርም አንድ ላይ እንመለከታለን። እና ይሄ ማስታወቂያ የጨረታ ማስታወቂያውን በደንብ ይገልጸዋል ብላችሁ ታስባላችሁ?

በዚህ ምስል ላይ የምንመለከተው ደግሞ ሲጥል የሚል መጠሪያ ያለውን አንድ መጽሐፍ ሲሆን በሽፋኑ ላይ ደግሞ አሸዋ ሜዳ ላይ ያለ ሸራ ጫማን እንመለከታለን። ሲጥል የሚለውን ደግሞ ቀይ ቀለም ሁኖ እናገኘዋለን።

በምስሉ ላይ የምንመለከታቸው ደግሞ የተለያዩ የትራፊክ ማስጠንቀቂያ ምልክቶችን ነው። እና እነዚህ ማስጠንቀቂያ ምልክቶች ውስጥ የትኞቹ ለየትኞቹ እንደሚውሉ ደግሞ እናንተ ገመቱ?

በዚህ ምስል ላይ የምንመለከተው ደግሞ በአንድ መዝናኛ እና መጠጥ ቤቶች በመዝናናት እና በመጠጣት ላይ የሚገኙ ሰዎችን ነው። እንዲሁም ሰዎቹ በመመገብ ላይ እናያቸዋለን። እነዚህ ሰዎች ደግሞ በአካባቢያቸው ቢራ በመጠጣት ላይ ይታያሉ።

በዚህ ላይ እንደምንመለከተው ደግሞ አጋዘን የሚባለው እንስሳ በጫካ ውስጥ ሆኖ እንመለከተዋለን። እና ይህ አጋዘን በየትኛዎቹ አካባቢዎች የሚገኝ ይመስላችኋል?

በዚህ ምስል ላይ ደግሞ የምንመለከተው ኢትዮ ቴሌኮም ለሰዎች ዋይፋይ በየቤታቸው እንዲያስገቡ ሚያሳይ ማስታወቂያ ነው ።እና በዚህ ማስታወቂያ ላይ ከ25ሜጋ ባይት በፍጥነት እንደምናገኝ እና ከ600ብር ጀምሮ እንደምናገኝ ያሳያል።

በዚህ ምስል ላይ የምንመለከተው ደግሞ አንድ ግድግዳ ላይ የተሰቀለ ምስል እናያለን ።በምስሉ ላይ የኢትዮጵያ ባንዴራ የተቀባባቸውን ሶስት ስኒዎችን ተደራርበው እንመለከታለን። ከባንዴራው መሀል ላይም የአንበሳ ምስልን እንመለከታለን።

በዚህ ምስል ላይ ደግሞ የምንመለከተው የተለያዩ የባህል ዘፈኖችን በመዝፈን የምናውቀው ታዋቂው ዘፋኝ ይሁኔ በላይን ነው እና ይህ ዘፋኝ የኢትዮጵያን ባህላዊ ልብስ ለብሶ እንመለከተዋለን።

በዚህ ምስል ላይ ደግሞ የተለያዩ ዘማሪዎች እና የተለያዩ ሰዎች የኦርቶዶክሳዊ ሃይማኖታዊ በአል በማክበር ላይ ይገኛሉ። እና ይህ የኦርቶዶክሳዊ ሀይማኖታዊ በአል የትኛው በአል ይመስላቸዋል?

በዚህ ምስል ላይ የምንመለከተው ደግሞ ሳፋሪኮም ለተጠቃሚዎቹ የሳምንታዊ ጥቅል በ15 ብር 60 ደቂቃን እንድገዙ ያወጣውን የጉርሻ ጥቅል ማስታወሻ እናያለን።

በዚህ ምስል ደግሞ አንድ ታንኳ እንመለከታለን ይቺ ታንኳ ብርቱካናማ ቀለም ተቀብታ የነበረች ሲሆን ተላልጦም እናያለን። እና በወንዝ ላይ እየሄደች እናያታለን። እና የትኛው ወንዝ ላይ ያለች ይመስላችኋል?

እዚህ ጋር የምንመለከተው ደግሞ አረንጓዴ ቅጠል ያለው እና ቀይ ቅጠል ያለው እፅዋትን ነው። እና ቀይ ቅጠል ያለው እፅዋት በደንብ ጎልቶ ይታየናል። እና የዚህ እጽዋት ስም ምን ይመስላቸዋል?

በዚህ ምስል ላይ የምንመለከተው ደግሞ አንድ ግለሰብ የወገብ ህመም ያለበት ግለሰብ በተጨናነቀ ጊዜ ሌላ ሰው መቶ ወገቡን ሲያንቃቃው እንመለከታለን።

እዚህ ምስል ላይ ደግሞ የምንመለከተው ብርታት የሚባለውን የሀይል ሰጪ መጠጥን ነው ፤ እና ይሄ ብርታት በመባል የሚታወቀው የኃይል ሰጪ መጠጥ በጠርሙስ ታሽጎ እንመለከተዋለን ማለት ነው።

በዚህ ምስል ላይ የምንመለከተው ደግሞ አንድ ሆቴልን ነው። እና የዚህ ሆቴል መጠሪያ ስም ደግሞ ራህ ናይል በመባል ይታወቃል። እና ይህ ምስል በምሽት ላይ እንደተነሳ ያስታውቃል የምንመለከተው ማለት ነው።

በዚህ ምስል ላይ የምንመለከተው ደግሞ በአንድ ቦታ ላይ የተገኘችን ሴት ከብዙ የዜና ጣቢያዎች ቃለመጠይቅ እየተደረገላት አንመለከታለን። እና ከነዚህም የዜና ጣቢያዎች መሃል ኢቲቪ አዲስ ቲቪ እና ወወይኑ እና ፋና ቲቪ እንመለከታለን።

በዚህ ምስል ላይ የምንመለከተው ደግሞ የኋላ ኪስ ቦርሳ በመባል የሚታወቀውን የኪስ ቦርሳ የሆነውን ነው። እና ከቆዳ የሚሰራ ነው። በውስጡ የተለያዩ ፎቶዎችን እንድሁም ደግሞ ብሮችን ለማስቀመጥ ያገለግላል።

በዚህ ምስል ላይ የምንመለከተው ደግሞ የተለያዩ የኦርቶዶክስ ሃይማኖት አባቶችን ተሰብስበው እናያቸዋለን። ከነዛም ውስጥ ደግሞ ድያቆን ሄኖክን ከፊት ለፊት መስቀል በእጁ ይዞ እንመለከተዋለን።

በዚህ ምስል ላይ ደግሞ አንድ ለየት ያለ እጽዋት እንመለከታለን። እና ይህም እጽዋት እሾሃማ የሆነ ቅርንጫፎችን ይዞ ይታያል። እንዲሁም ደግሞ ከላዩ ላይ ነጭ አበባ እና አንድ ላይም ደግሞ እሾህን ይዞ ይታያል።

በዚህ ምስል ላይ የምንመለከተው ደግሞ በአንድ የወንዝ ዳር ወይም የሐይቅ ዳር ላይ የተሰራ ሆቴል እና በሆቴሉ ጎን ደግሞ አንድ መንቀሳቀሻ ጅልባን እንመለከታለን እንዲሁም ደግሞ የተለያዩ አበቦችና እጽዋቶችን እንመለከታለን ።

በዚህ ምስል ላይ የምንመለከተው ደግሞ ሸንኮራ የሚባለውን የአትክልት አይነት ነው። እና ይህ ሸንኮራ ከቀለሙ ላይ እንደምናየው የበሰለ መሆኑን እንረዳለን። እና ከዚህ በኋላ በመቁጠር ለመብልነት የሚያገለግል ይሆናል።

በዚህ ምስል ላይ የምንመለከተው ከቤት እቃዎች አንዱ የሆነውንና በብዛት የምንጠቀምበትን ብርጭቆ በመባል የሚታወቀውን ነው። እና ይህን ብርጭቆ ውሃ ለመጠጣት እንድሁም የተለያዩ መጠጦችን ለመጠጣት እንጠቀምበታለን።

በምስሉ ላይ የምንመለከተው ደግሞ አቦሸማኔ በሚታወቀውን የዱር እንስሳ ነው እና ይሄ የዱር እንስሳ በጣም የሚታወቀው በፍጥነት ነው በጣም ፈጣን ሯጭ እንደሆነ እናውቃለን።

በዚህ ምስል ላይ የምንመለከተው ደግሞ መግባትና መውጣት የሚል አርዕስት ያለው አንድ መጽሐፍ ነው። እና ይሄ መጽሐፍ ሽፋኑ ላይ ጥቁር ቀለም እናያለን። እና የዚህ መጽሐፍ ደራሲ ደግሞ ታዋቂው በእውቀቱ ስዩም ነው።

በዚህ ምስል ላይ ደግሞ የምንመለከተው ሰዎች ወንዙ ውስጥ በመግባት የአረም ሐረግ ነገር መሳይን በመሰብሰብ ላይ እናያቸዋለን ።ሐረጉን ሰብስበው እያወጡ እናያችዋለን።

በዚህ ምስል ላይ የምንመለከተው ደግሞ ህግ አስከባሪዎች መኪናዎችን እያስቆሙ እየፈተሹና እየመረመሩ እናያለን እና በዚህ ምስል ላይ እንደምንመለከተው አንድ የጭነት መኪና ቆሞ አንድ ህግ አስከባሪ እየጠየቀው እናያለን።

በዚህ ምስል ላይ የምንመለከተው ደግሞ በአንድ ቤተመጻሕፍት ውስጥ ሴቶች ውስጥ ተሰብስበው መጽሐፎችን በማንበብና በመረዳዳት ላይ እናያቸዋለን። እና በዚ ቤተመጻሕፍት ውስጥ የተለያዩ መጽሐፎችንም ተደርድረው እናያቸዋለን።

በዚህ ምስል ላይ የምንመለከተው ደግሞ በአንድ ፋብሪካ ውስጥ የሚሰሩ ሰዎችን ነው። እና እነዚህ ሰዎች ስራቸው ለአፍና ለአፍንጫ መሸፈኛ የሚያገለግለውን ማስክ በመባል የሚታወቀውን በመስራት ላይ እናያቸዋለን።

በዚህ ምስል ላይ ደግሞ የምንመለከተው ሽሮ በመባል የሚታወቀውን በአብዛኛው በኢትዮጵያ ሰዎች ውስጥ የሚዘወተረው ከእንጀራ ጋ በድስት ውስጥ ቀርቦ እናየዋለን።

በዚህ ምስል የምንመለከተው ደግሞ በአንድ ቤተ-መጽሃፍ ዉስጥ እያነበቡ እና እየተረዳዱ ያሉ ተማሪዎችን እና የተለያዩ መጽሃፍቶችን የሚያሳይ የትምህርት ቤቶችን ማዘመን በሚል የተሰራ ዜናን ነው።

በዚህ ምስል ላይ የምንመለከተው ደግሞ በኦርቶዶክሳዊ ሀይማኖት በዓል አከባበር ላይ በጥምቀት በዓል ላይ ፀበል በመርጨት ላይ የሚገኙ ሰዎች እንመለከታለን ።

በዚህ ምስል ላይ ደግሞ የምንመለከተው የተለያዩ ግለሰቦች የመንገድ አስፋልትን በመጥረግ ላይ እና በማጽዳት ላይ እናያቸዋለን። እና አንድ መኪና ደግሞ ለሚያጸዱት ሰዎች ውሃ እያፈሰሰላቸው እናያለን።

በምስሉ ላይ የምንመለከተው ደግሞ በኢትዮጵያ ውስጥ በዋና እና ተቀዳሚ ከሚባለው ኢትዮጵያ ንግድ ባንክ ውስጥ አገልግሎት እየተሰጣቸው የሚገኙ ሰዎችና እያስተናገዱ ያሉ የባንክ ቤት ሰራተኞችን እናያለን ማለት ነው።

በዚህ መስል ላይ የምንመለከተው ደግሞ አንድ የዘመናዊ የመመገቢያና የመዝናኛ ቦታን ነው። በዚህ የመመገቢያና የመዝናኛ ቦታ ላይ የተለያዩ ድም ላይቶችን እንመለከታለን እንዲሁም ደግሞ የተለያዩ የመመገቢያ ስሃኖችንና ብርጭቆችን አንድ ላይ ተቀምጦ እናያለን።

በዚህ መስል ላይ የምትመለከቱት ደግሞ ዘመናዊ የበት እቃዎች ውስጥ አንዱ የሆነውንና አልጋን ነው። እና አልጋው ስር ደግሞ የተለያዩ እቃዎች ተከተው እናያለን ከአልጋነት በተጨማሪ ለተለያዩ እቃዎችን ለማስቀመጫለት እንደሚያገለግልን እናያለን ከጠግቡም ሶፋዎችን አንድ ላይ እንመለከታለን።

በምስሉ ላይ የምንመለከተው ፍራፍሬ ደግሞ ፓፓያ በመባል የሚታወቅ ፍራፍሬ ነው። እና ይሄ ፓፓያ ገና ከግንዱ ላይ እየተቆረጠ መሆኑን እንመለከታለን እና ግማሾቹ እንደበሰሉ እና ግማሾች ደግሞ እንዳልበሰሉ እናያለን።

በዚህ ምስል ላይ የምንመለከተው ደግሞ ከኢትዮጵያ ባህላዊ ምግቦች ውስጥ እና በአብዛኛው ጊዜ ከሚዛወሩት ምግቦች ውስጥ አንዱ የሆነውን ሽሮን ነው። ሽሮ በሸክላ ተቀምጦ እናየዋለን ከጎኑ ደግሞ አትክልት ተሰርቶ አንድ ላይ ቀርቦ እናያለን።

እዚህ ምስል ላይ ደሞ የምንመለከታቸው የኢትዮጽያ የህግ አስከባሪ ፌደራሎች በመኪና ላይ ተጭነው እየሄዱ እንመለከታለን። አብራቸውም ደሞ ፍራሽ ይዘው እናያቸዋለን።

በዚህ ምስል ላይ የምንመለከተው ደግሞ በአንድ ባህላዊ መዝናኛ ቤት ውስጥ እየተመገቡ እና እየዝናኑ ያሉ የተለያዩ የማህበረሰብ ክፍሎች እንመለከታለን ትላልቅ ሰዎች፣ ህጻናት። ሴቶችን እንመለከታለን።

በዚህ ላይ የምንመለከተው ደግሞ ለመኪና መጓጓዣነትና መንቀሳቀሻነት የሚያገለግለውን አስፋልት ነው። እና ይህ አስፋልት ለሁለት ተከፍሏል አንደኛው በኛ በቃኝያችን በኩል ያለው መኪኖች ወደፊት የሚሄዱበት ነው በግራችን በኩል ያለው ደግሞ መኪኖች ወደዚህ የሚመጡበት ነው።

በዚህ ምስል ላይ የምንመለክተው ደግሞ በዘመናዊ መጓጓዣ አማራጮች ውስጥ አንዷ የሆነችዎን የአሪስ ቪትዝ በመባል የምትታወቀውን መኪና ነው። እና ይች መኪና በምስሉ ላይ እንደምትታየው ግራጫ ከለር አላት።